በምስሉ ላይ እንደምታዩት እንግዲህ አንድ ተክል ይገኛል ይህም በኢትዮጵያ ዉስጥ ለባህላዊ ምግቦች መስርያነት የሚያገለግል ፤ ቆጮን ለመስራት በአብዛኛው ወደ ጉራጌ ክልል አካባቢ የሚጠቀሙበት የእፅዋት አይነት ነው።

ይህ በወንዝ አካባቢ የተለያዩ ሰዎች ትንሽዬ ጀልባ ሰርተው እንቅስቃሴ ለማድረግ እየሞከሩ የሚያሳይ ምስል ነው። ወደ ሐዋሳ ያለ አካባቢ ይመስላል።

በምስሉ ላይ እንደምታዩት እንግዲህ ሶስት ከበሮዎች ተያይዘው ይታያል። እነዚህ ከበሮዎች በአብዘሃኛው የኢትዮጵያ ክፍሎች ለሙዚቃ የሚዉሉ ሲሆን እስኪ በአብዘሃኛው ለምን እንደሚዉሉ የምታውቁ ካላችሁ መልሱ?

በምስሉ ላይ እንደምታዩት አንድ እጁ የሚታይ ሰውዬ የመጽሐፍ ቅዱስን እያነበበ ይታያል። በጨለማ ክፍል ነው ይህን የመጽሐፍ ቅዱስን እያነበበ ያለው ይህም በ ኦርቶዶክስ እምነት የሚገኝ የመጽሐፍ ቅዱስ ነው።

ከወደ ኢትዮጵያ ዉስጥ ካሉ ደማቅ ስነ-ስርአቶች መካከል አንዱ ሰርግ እንደሆነ ይታወቃል። ይህም በባህላዊ መልክ የተዘጋጀ ሲሆን ሙሽሪትና ሙሽራው በኢትዮጵያ ዉስጥ ባህላዊ ምድብ እየተመገቡ እነሱን ለማጉረስ ሲሞክሩ የሚያሳይ ምስል ነው።

የኢትዮጵያ ጠቅላይ ሚንስትር የሆኑት እንግዲህ ዶክተር አብይ አህመድ እንደሆኑ እናውቃለን። ዶክተር አብይ አህመድ ወደ ሌላ ሀገር ሄደው ከሌላ ሀገር ፕረዚዳንት ጋር ስምምነት እየፈጸሙ እንደሆነ የሚያሳይ ምስል ነው።

በምስሉ ላይ የሚታዩት እንግዲህ ሁለት አንድ አይነት ግን በተለያየ የማስቀመጫ የተቀመጡ የለስላሳ መጠጠችን እናያለን። የመጀመርያው በጠርሙስ የቀረበ ሲሆን ሁለተኛው ደግሞ በ ሀይላንድ ነው ምስሉ ላይ እንደሚታየው የቀረበው።

በምስሉ ላይ የምታዩአቸው ብዙ ወጣት ወንዶች በአንድ ቦታ በስታዲየም በሚመስል ቦታ ተሰብስበው የሚገኙበት ቦታ ሲሆን በአብዛኛው ብዙ ወጣት ወንዶች ቦታው ላይ ይታያሉ። የምን ሀገር ዜጋ ይመስሏችኋል።

ከላይ በምስሉ ላይ እንደምታዩት እንግዲህ አንዲት ወፍ በደማቅ ህብረ ቀለማት ያሸበረቀች ወፍ ወንዝ ዳር አካባቢ ቁማ ትታያለች እንግዲህ በውስጧ ሰማያዊ ፥ ቀይ ፥ ጥቁር የመሳሰሉ ቀለሞችን በውስጡ ይዛለች።

ይህ በምስሉ ላይ የምታዩት እንግዲህ የኢትዮጵያ ምግቦችን የተለያዩ ባህላዊ ምግቦችን የያዘ ሲሆን ድንች ቃሪያ እና እንቁላል እንጀራ አካቶ የያዘ ምግብ ነው። ምግቡ የቀረበው በሞሰብ ሲሆን የተቀመጠው ጠረጴዛ ላይ ነው።

በኢትዮጵያ ውስጥ ከሚገኙ ታሪካዊ ቦታዎች መካከል አንደኛው በጎደር የሚገኘው አፄ ፋሲለደስ እንደሆነ ይታወቃል። በዚህ አካባቢ ሰራተኞች ስራ እየሰሩ እንደሆነ የሚያሳይ ምስል ነው።

በኢትዮጵያ ውስጥ ካሉ ባህላዊ ውዝዋዜዎች ከሚካሄድበት መካከል አንዷ ጎንደር ናት ። በጎንደር ፋሲለደስ አካባቢ የተለያዩ ሴቶች በምስሉ ላይ እንደምናየው ውዝዋዜ እያካሄዱ ይገኛሉ።

በምስሉ ላይ እንደምታዩት ሁለት ሴቶች ከምስሉ ላይ ወጠው እየተዝናኑ ያሉ ይመስላል። አንደኛዋ ሴት የኢትዮጵያ የሀበሻ ሴት ያደረገች ሲሆን አንደኛዋ ደግሞ ለሽር ሽር የሚለበስ ልብስ አድርጋ ወጣለች።

እንግዲህ ከተለያዩ ቦታ የተሰበሰቡ ህጻን ልጆች የሙስሊም የእስልምና ሃይማኖት ተከታዮች ናቸው እንግዲህ የተለያየ አስተምሩን በመከታተል የተገኙ ይገኛሉ ልጆቹ

ይህ በምስሉ ላይ የምትመለከቱት እንግዲህ የኢትዮጵያ ክልል ከሚገኙ አንዱ ባንድ ነው። ይህ ባንድራ በውስጡ ቀይ፣ ነጭ፣ አረንጓዴ እና ጥቁር ከለሮችን ይዟል። እንድሁም በመሀል ላይ የኮከብ አርማን ይዟል። ይህ ባንድራ የየትኛው ክልል ነው?

ይህ የምታዩት እንግዲህ የአማራ ብሮድካስቲንግ ኮርፖሬሽን የሚያዘጋጀው ዝግጅት ሲሆን በተለያዩ በግብርና መስክ ላይ የተሰማሩ ሰዎችን እንደ ተሞክሮ ለማቅረብ የቀረበ ለማቅረብ የተላለፈ ዝግጅት ነው ።በምስሉ ላይም እንደምታዩት የተለያዩ ከብቶች ይገኛሉ።